ሰሜን ተራራ በቱሪዝም ብዙ እያስገኜ ያለ እና ብዙ የውጭ ሀገር ዜጎች መጥተው እየጎበኙትና ተዝናንተበት ብዙ ተደንቀውበት የሚሄዱበት ቦታ ሆኗል።

የስራ ማስታወቅያ ሰዎች ሁሉ ጓጉተው የሚጠብቁት እና ለሰዎች ደስታ የሚፈጠር የማስታወቂያ ዓይነት ነው። ይህ የሥራ ማስታወቂያ እንግዲህ ብዙ ሰዎችን ለማስደሰት የሚችል የማስታወቂያ አይነት ነው። በደስታ ሰዎች ይከታተሉታል።

በኢትዮጵያ በባህር ዳር ዩኒበርሲቲ ውስጥ በስነ ህንፃው አሰራር በጣም የሚለይ እና በጣም የሚወደድ በባህር ዳር ዩኒበርሲቲ በፖሊ ግቢ የጃን ሞስኮብ የላይብረሪ ሚባለው ስነ ህንፃ በጣም የሚደንቅ የአሰራር እና ውስጡን ሲያዩት በጣም የሚያምር የስነ ህንፃ አይነት ነው ። እንግዲህ ይጎብኙት ።

ክርስቲያን ታደለ! ክርስቲያን ታደለ በአማራ ክልል ላይ ብዙ ነገሮችን ያደረገ እና ለአማራ ክልል ብሎ ብዙ ነገሮችን የተናገረ ለአማራ በድፍረት እና በቁጣ ስለ አማራ የተከራከረ ታዋቂ መሪ ነዉ።

የጣና አካባቢ የጣና አካባቢ በጫካ የተሞላ ነው። በባህር ዳር አካባቢ የሚገኝ ነው። እንግዲህ ይህ ጫካ በጣም እንዲያምር እና በጣም እንዲዋብት ካደረጉት ከሚያስፈልጉት ነገር ውስጥ ጣና አንዱ ነው።

እግር ኳስ ። እግር ኳስ በኢትዮጵያ ብዙ ተጫዎች ያሉት ነው ። እንግዲህ እግር ኳስ ኢትዮጵያ ጥሩ የሚባል እንቅስቃሴ ባይኖራትም ኢትዮጵያ ብዙ ሚያስቆጣ እና ሚያበሳጭ የእግር ኳስ ታሪክ ነው ያላት ።

የደሴ አካባቢ ዙሪያውን በተራራ የተሞላና ሲያዩት የሚያስፈራ በገደል የተዋጠ አካባቢ ነው። ይህ የአካባቢ ጭንቀትና ፍርሃት በደሴ አካባቢ ለመኖር ያስፈራል፤ ግን ደሴ የፍቅር ከተማ ነች።

የቡና መፍጫ ማሽን። የቡና መፍጫ ማሽን እንግዲህ የቡና ማፊያ ማሽን የቡና መፍጫ ማሽን ለራሱ አፍልቶሉ በራሱ የሚያጠጣን በአሁኑ ዘመን በአንዳንድ ቅንጡ በሆኑ ቤቶች ውስጥ የሚገኙ የማሽን አይነት ነው። ይህ እንግዲህ በራሱ አፍልጦ ራሱ ያጠጣናል። እንግዲህ ዋው በጣም ነው ደስ የሚለው።

መረብ ኳስ ፦ የመረብ ኳስ ብዙም ሰው የሚያስደስተው እና ግን ብዙም ቦታ ያልተሰጠው የኳስ የስፖርት አይነት ነው ። እንግዲህ የመረብ ኳስ ብዙውን ጊዜ ብዙ ሰው አይጫወትም ግን በጣም የሚያዝናና እና በጣም ደስ የሚል የጨዋታ አይነት ነው ።

ፖሊስ ህግን በማስከበር ደረጃ በጣም ተፈሪውና በጣም አስከባሪ የሆነ ነው ::እንግዲህ ፖሊሲ ሲያይ ሁሉም ሰው ይፈራል :: ፍራትና፣ ብስጭትን ጭንቀትን የሚያስጨምር ነው ::እንደኔ ፖሊስ ያው ስራ ሆኖበት ነው የሚያስፈራውና የሚያስጨንቀው ::

ቻርጀር ። ቻርጀር እንግዲህ ሀይልን ለማስተላለፍ የምንጠቀምበት ከአንደኛው መሳሪያ ወደ አንደኛው መሳሪያ ሀይልን የምናስተላለፍበት የኤሌትሮኒክስ እቃ ነው ።

አካባቢያችንን ማስጌጥ፡- አካባቢያችንን ማስጌጥ ጥሩ ነገር ነው ፤ ምክንያቱም አካባቢያችንን ስናስጌጥ ብዙ ደስታ እናገኛለን። ለመዝናኛነት እና ለመጫወቻነት ስናገኝ በብዙ ሰዎች ተቀባይነት ያገኛል ቦታው።

በላይ ዘለቀ። በላይ ዘለቀ በኢትዮጵያ በጎጃም አካባቢ ተወልዶ ያደገና ብዙ የሰራ ታላቅ ጀግና ሰው። እንግዲህ ስለ በላይ ሲነገር ሁሉም ሰው ወኔና ጀግንነት ትዝ የሚለው።

አልጋ አልጋ በአሁኑ ዘመን በሚያስደንቅ ሁኔታ በታምራዊ በሆነ ሁኔታ ተሰርቶ ለሰዎች እየቀረበ ነው:: እንግዲህ አልጋ በየሁላችንም ቤት የሚገኝ እና ዘመናዊ መልኩ ተድርጎ በሚያስደንቅ ሁኔታ እየተሰራ ይገኛል ::

አንበሳ አንበሳ ሲታይ ቁጡና እና አስፈሪ የሆነ የዱር እንስሳ ነው። አንበሳ ብዙ ሰዓት በጀግንነቱ የምናውቀው የድሮ ንጉሥ ወይም የ ዱር እንስሳዎች አለቃ ነው። አንበሳ አንበሳ ነው።

የፖለቲካ ዜና እንኢህ ሰዎችን ለፍርህት ለቁጣ የሚያዘጋጅ ዜና ነው። እንዲህ ዜና ዜጎችን ለብስጭት የሚያደርግ ዜና ነው እንግዲህ በይዝውገብ ጥሩ ነው።

የባህርዳር ዩኒቨርሲቲ አርማ ለየት የሚያደርገው የራሱ የሆነ አርማ አለ ። ይህ አርማ የሚገልፀው አባይን የሚያሳይ እና ከአባይ ወደ ጥበብ ሲቀዳ የሚል ምልክት ነው እንግዲህ ባህርዳር ዩኒቨርሲቲ ልዩ ነው ።

የአትክልት ግብይት:-የአትክልት ግብይት በብዙ አይነት ግብይት ስናደርግ የአትክልት ግብይት በፍሬ፣ በቁጥር፣ በኪሎ እና በኩንታል ወይም በእንትን እንገዛዛለን። ይኽ የግብይት አይነት እንግዲህ ሁሉም ሰው እንደ አቅሙ እና እንደ ገንዘቡ መጠን ይገዛል።

የፖለቲካ ዜና ሰውን ሁሌ የሚያበሳጨው እና የሚያስቆጨው ዜና ቁጣንና ሐዘን የምናንፅባርቅበት ዜና ነው። እንግዲህ የፖለቲካ ዜና በአሁኑ ሰአት ሰውን ከሰው እየባላው ይገኛል።

የሺ ቡና ቤት፡- የሺ ቡና ቤት በጣም ሲያዩት የሚያምርና በጣም ደስ የሚል፥ ደስታን የሚሰጥ ቡና ቤት ነው። እንግዲህ የሺ ቡና ቤት ባህር ዳር ፓፒረስ አካባቢ ይገኛል።

የሸሚዝ ፋሽን ። የሸሚዝ አለባበስ ፡ የሸሚዝ አለባበስ በአሁኑ ሰዓት ብዙ ሰው የተቀያየረ እና የተለያየ የፋሽን አለባበስ አላቸው ። ይህ የሸሚዝ አለባበስ በብዙ ሰዎች የራሳቸውን ደስታ የሚገልፁበት አለባበስ እና በመደነቅ የሚኖሩት ነው ።

ባጃጅ ባጃጅ በአሁኑ ሰዓት ብዙ ስራ እየተሰራበት እና ለብዙ ሰዎች የስራ እድል የፈጠረች የመጓጓዣ ዓይነት ናት:: እንግዲህ ባጃጅ በብዙ ከተማዎች ላይ በስፋት የምትገኝ የመጓጓዣ አይነት ናት ::እንግዲህ ባጃጅ ለመሄድ ቀለል ያለችና ከቅርብ ዕርቀት የምትጓዝ መጉአጉአዥ ::

ቃሪያ ። ቃሪያ እንግዲህ የምታስጨንቅ እና የምታበሳጭ የምግብ አይነት ናት እንግዲህ ይቺ ቃሪያ የምትባለው ምግብ በጣም ታስፈራለች ለመብላት የምትፋጅ ናት ።

ቤታችንን ማስገጥ በጣም ለማየት እንድናምርና ደስ እንዲለን ያደርጋልና ቤታችንን በማስጌ በደስታና በፍቅር እንድንኖርበት ይረዳናል። ቤታችንን ማስጌት ጥሩ ነገር ነው።

የ አዊ ማህበረሰብ የራሱ አለባበስ ፣የራሱ አነጋገር ፣የራሱ ቋንቋ፣ የራሱ ዘዬ ያለው ማህበረሰብ ሲሆን፤ ይህ ማህበረሰብ በተለይ ቀይና ነጭ ለብሶ በአጨፋፈራቸው ለየት የሚያደርጋቸው ናቸው።

ባጃጅ በአሁኑ ሰዓት ብዙ ሌብነት ላይ እየተጠቀምንባት የምትገኝ የመጓጓዣ አካል ናት። ይህቺ ባጃጅ እንግዲህ የማትመች እና ለሰዎች ብስጭትን እና ፍርሃትን እና ጭንቀትን የምታጋለጥ የመጓጓዣ አይነት ናት።

ድንበሮቹ የመገናኛ ብዙሃን መጽሐፍ በባሕር ዳር ዩኒቨርሲቲ ሌክቸረር የተጻፈች መጽሐፍ እና በጣም አስደናቂ ነገሮች ያላት ከመደመር እስከ አብይ ያለች እና ከ ብዙ ነገሮች የያዛት በታዋቂው የባህር ዳር ዩኒቨርሲቲ የጋዜጠኛ መምህር የተጻፈች መጽሐፍ ናት ይደሰቱ።

የአማራ ክልል ባንዲራ እንግዲህ ሁሉም ሰው መደነቅን የሚፈጥርበት እና የቀለማቶች ትርጉም በጣም ብዙ ሰው ጭንቀትን የሚፈጥርበት የባንዲራ ምልክት ነው ያለው እንግዲህ የአማራ ክልል ባንዲራ ሁሉም ሰው ያስፈረዋል።

እንጀራ በአትክል እንጀራ በአትክልት እንግዲህ ብዙም ንጥረ ነገሮችን የሚያስገኝና ለሰውነት ተስማሚናነው ::በጣም በጥሩ ሁኔታ ደስታን የሚፈጥርልን የምግብ አይነት ነው ::

የኢትዮጵያ ባንዲራ ላይ ያለው አርማ የኢትዮጵያ ብሔር ብሔረሰቦችን እኩልነትን የሚያሳይ አርማ ነው። ይህ ዓርማ እንግዲህ ኢትዮጵያዊነትን የሚያንጸባርቅ የአርማ ያለው በሰማያዊ ከለር ያለ ምልክት ነውና ስለ እኩልነት የሚያስረዳ ነው።

የጤፍ ምርት፡-የጤፍ ምርት በኢትዮጵያ ብዙ ጊዜ ለእንጀራ የምንጠቀመው የምርት አይነት ነው ።ይህ የጤፍ ምርት ብዙ ጊዜ ለእንጀራነትና የሚጣፍጥ፣ በመልኩም ሆነ በጣምናው ለጤንነትም የሚጠቅመን የጤፍ እንጀራ ነው ።እንግዲህ ጤፍ በምናገኘው የግብርና ውጤት ነው ።

ሎሽን ፦ ሎሽን ብዙውን ጊዜ ከሱፐርማርኬት ብንገዛቸው ይሻላል ። ሱፐርማርኬቶች እንግዲህ ለራሳቸው ሲባል መርጠው እና ብራንዳቸውንም አሳምረው ፣ አውቀው ስለሆነ የሚመጡት እዛ የምናገኛቸው ዕቃዎች በጣም ለኛ የተሻሉ እና የተመረጡ ናቸው ።

ጎመን ፦ ጎመን ብዙ ሰው እየተጠቀመው ያለ የአትክልት አይነት ነው ። እንግዲህ ጎመንን ስንበላ ደስታን ይፈጥርልናል ። እና ጭንቀትን የምናስወግድበት የአትክልት አይነት ነው ።

ናይክ ጫማ በጣም ለመሄድ የሚያስደስቱና በጣም ቀላልና በጣም የሚያዝናኑ በጣም መደነቅን የሚፈጥሩ የጫማ አይነቶች ናቸው እንግዲህ እንግዲ እኒህ ጫማዎች ስነለብስ ደስታና ፍቅሩ የሚሞላብን በውስጣችን::

ዶዶራንት ። ዶዶራንት ብዙ ጊዜ ሰዎች ዝናቸውን ለመጠበቅ እና እንዳይሸቱ ወይም እንዳያስጠሉ ግም ግም እንዳይሸቱ በሚያስጠላ ሁኔታ እንዳይሸቱ እና የሆነ ብስጭት እና መፀየፍ እንዳይኖርብን ለሰዎች የምንቀበው የንፅህና መጠበቂያ ።

ሆስፒታል ፦ሆስፒታል ብዙ ጭንቀት ጭንቀት ፤ ፍርሃት ፍርሃት የሚል ቦታ ነው። እንግድህ ሆስፒታል ውስጥ ህመም ፣ደም፣ ቁስል በሰቀቀን የምናይበት ቦታ ነው። እንግድህ ሆስፒታል ለቅሶ ለቅሶ ይላል ።

ብረት ድስት:- ብረት ድስት ለወጥ መስሪያነት የሚጠቅመን በቤት ዉስጥ የምናገኘዉ እና ዋነኛዉ የቤት እቃ ነዉ። ይህ ወጥ ለመስራት የምንጠቀመዉ የቤት እቃ ነዉ።

የአንገት ሀብል። የአንገት ሀብል ብዙ ሰዎች ደስታን ደስ የሚል የአንገት እንትን እንዲኖራቸው እና ብዙ ጊዜ የአንገት ሀብል አንገት ውበት ከሚሰጠው በላይ ደግሞ በጣም ያሳምራል።

የጆሮ ጌጥ፡- የጆሮ ጌጥ እንግዲህ ጆሯችን ላይ ጆሮአችንን ለማሳመር የምናደርገው የጌጥ አይነት ነው። እንግዲህ ይሄ የጌጥ አይነት ደስታችንን ለማንጸባረቅ እና ለመዋቢያነት ቆንጆ ለመሆን የምናደርገው የጌጥ ዓይነት ነው።

ቅንጅት:-ቅንጅት እንግዲህ ብዙ ፖለቲካዎች በአንድ ላይ ሆነው የፈጠሩት የፖለቲካ ምስሪት ነው። እንግዲህ ይህ ለኢትዮጵያ ብዙ ነገሮችን እናሻሽላለን ብለው ከመሪው ፓርቲ ጋር አየተናነቁ ያሉት ነው። አንገት ላንገት ተናንቀዋል እንግዲህ አንደኛው ያሸንፋል።

ቡፌ ቡፌ በዘመናዊ መልክ ተሰርቶ እቃዎችን የምንደረድርበት እና ለቤቱ ውበት የሚሰጥ የቤት ዕቃ ከመሆኑ በላይ ደግሞ ለቤቱ ዉበት ደስታ የሚፈጥርና ለማየት ማራኪ የሚያደርግ የቤት ሮያን ::

በላይ ዘለቀ:-በላይ ዘለቀ የወንዶች አውራ፤ ባለ ምንሽር ባለ ውጅግራ። በላይ ዘለቀ እንግዲህ በጀግንነቱ የሚጠራ የኢትዮጵያ ጀግና ነው። በላይ ዘለቀ!

የሪል ስቴት ማስታወቂያ፡- የሪል ስቴት ማስታወቂያ በአሁኑ ሰዓት ብዙ ሰዎችን እያበሳጩ ይገኛሉ። በተለይ አንዳንዶቹ ብሩን ከማብዛታቸው የተነሳ በብዙ ሰዎች በስጭትና ቁጭት እየተደረጉ ነው።

የስፖርት ትምህርት ወይም የሰውነት ማጎልመሻ ትምህርት ። የሰውነት ማጎልመሻ ትምህርት ብዙዎቻችን ደስ ብሎን ተምረናት እና ቀልደንባት እና አሹፈንባት በደስታ በመደናነቅ እየተጫወትን የመጣንባት የትምህርት ክፍለ ጊዜ ናት ክፍለ ጊዜ በጣም እንወዳት።

ኮንዶምኒየም ።ኮንዶምኒየም ሰዎች በጋራ የሚኖሩበት ቤት ነው ። ይህ ቤት እንግዲህ ብዙ ሰዎች በአጠቃላይ ብዙ በአንድ ላይ አዋጠው የሚገነቡት እና የሚያነሱት ቤት ነው። ይህ ቤት ተቻችለው እና በደስታ ተፋቅረው የሚኖሩበት በደስታ የሚኖሩበት ቤት ነው ።

የልብስ ፋሽን: የልብስ ፋሽን በአሁኑ ሰዓት በብዙ ልጆች መደመም በሚያስችል ሁኔታ እያደገ የመጣ ፋሽን ነው:: እንግዲህ የልብስ ፋሽን ብዙ ሰዎች እየተደሰቱበት ይገኛሉ::

የግል ስራ ። የግል ስራ በግል የሚሰራ ከመንግስት ውጭ የሆነ ስራ ነው ። እንግዲህ የግል ስራ ራስን በደስታ ራስን በራስ የማስተዳደር ነፃነት ያለው ይሆናል እንግዲህ ይህ ስራ ራስህ ስትሰራ ራስን እያደነቅህ እና ራስህን እየፎከስህ ትኖራለህ ።

እንሶስላ ብዙ እናቶቻችንና ሲያጌጡበት እያጌጡበት የኖሮ የመዋቢያ ነው ። እንግዲህ ይህ መዋቢያ እናቶዎቻችን ደስ ብሎአቸውና በመደነቅ የሚሰሩት ለማማር እና ለመደነቅ የሚጠቀሙት የመዋቢያ ነው ።

መጋዝ ፦ መጋዝ እንግዲህ በአሁን ዘመን የሚያስደንቅ እና ድንቅ የሆነ ነገር ነው ። ይህ ድንቅ የሆነበትም ነገር ትልልቅ ዛፎችን ጉልበት ሳናወጣ በቀላሉ እንድንቆርጥ ያደርገናል ። ይህም በጣም ደስታን ይፈጥርልናል ።

የአማራ ክልል የእራሱ የሆነ ባንዴራ ላይ አርማ አለው። ይህ አርማው እንግዲ የራሱ የሆነ ትርጉም አለው። ይህም ትርጉም ደግሞ አማራ ክልል ብዙ ክልሎችን እንደሚበልጥ የሚያሳይ አርማ ነው። ይህ አርማ በአማራ ስር ያሉ በሚል ነው ሚተረጎመው።

የንጽህና መጠበቂያ፡- የንጽህና መጠበቂያዎች በብዙ ሱፐር ማርኬቶች ውስጥ የምናገኛቸው ሲሆን ፤ እነዚህ የንጽህና መጠበቂያዎች በተመጣጠነ ዋጋ በፍቅር የምንገዛቸው እና በሚያስደንቅ ሁኔታ የምንገዛቸው እቃዎች ናቸው።

የጎልማሳ ትምህርት እንግዲህ ጎልማሶችን በትምህርት ለማነጽ ታስቦ የተዘጋጀ ትምህርት ነው ።ይህ ትምህርት ጎልማሶች እንዲያውቁ እና ተደስተው እንዲኖሩ የሚረዳ የትምህርት ዓይነት ነው።

የጎጃም ጭፈራ:- የጎጃም ጭፈራ በብዙ አይነት የጭፈራ ስሞች ሲታወቅ ፤ ይህ የጭፈራ ባህል በጣም የሚያዝናና፥ በጣም ደስ የሚል የጭፈራ አይነት ነው ፤ እና ሶስት ምት፥ ሁለት ምት የሚባሉ የጭፈራ ስታይል ያሉት ነው።

ምርቶች ፦ የወተት ምርቶች ብዙ ጊዜ በሱፐርማርኬቶች ውስጥ ታሽገው እና በጥሩ ሁኔታ ተዘይደው ይቀርባሉ ። እንግዲህ እነዚህን ምርቶች ሱፐርማርኬቶች ውስጥ ገብተን እያነሳን እና ዋጋቸውን ከፍለን መውጣት እንችላለን ። እና እነዚህን ምርቶች እንጠቀም ወተት ይጠቅማል በጣም ።

የጎንደር የጭፈራ ባህል የተለየና በጣም ደስ የሚል የሚያስደንቅ እንቅጥቅጥ ያለው የጭፈራ አይነት ነው ። እንግዲህ የጭፈራው መገለጫ በጣም የሚያስደንቅ ስም

የሺ ቡና ቤት ፦ የሺ ቡና ቤት እንግዲህ በባህር ዳር በጣም ታዋቂ የቡና ቤት ነው ። ይህ ቡና ቤት በባህር ዳር ፓፒረስ አካባቢ በስፋት እናገኘዋለን ። እና በትልቅ ባነር ያለው ቡና ቤት ነው ይህ ቡና ቤት አይ ቡናው ሲጣፍጥ

የጣውላ ስራ፡- የጣውላ ስራ እንግዲህ እንጨቶችን፥ ጣውላዎችን መጀመሪያ እንጨቶችን እምናዘጋጀው ፤ አዘጋጅተን ለ ወንበር፥ ለአልጋ፥ ለቡፌ የምንሰራ ሲሆን ይህ የጣውላ ስራ በብዛት አድካሚ እና አሰልች የሆነ ስራ ነው። ነገርግን በጣም ደስ የሚል ብር ያለው ስራ ነው።

የቡና መፍጫ ማሽን ፡-የቡና መፍጫ ማሽን በሚገርም ሁኔታ ወይም በሚያስደንቅ ሁኔታ ስራችንን ቶሎ በማቀላጠፍ ደስታን የሚሰጠን የማሽን አይነት ነው።

ጤፍ ጤፍ በኢትዮጵያ ላይ ብዙ አገልግሎት የሚውል የእህል አይነት ነው። እንግዲህ ጤፍ እንጀራ የሚባለውን የኢትዮጵያ ምግብ የመናዘጋጅበት የግብርና ውጤት ነው። ጤፍ ይዝሩ ይረሱ ይሸምቱ።

ቤታችንን ማስጌጥ ፦ቤታችንን ማስጌጥ ለነፍሳችን ሀሴት የሚሰጥ እና እኛን ደስ ብሎን እንድናየው ተደስተን እና ቀብረር ብለን እንድንኖርበት ይረዳናል።

ገንፎ በኢትዮጵያ እናቶች ሲወልዱ የሚባሉት ምግብ ነው እንግዲህ ገንፎ እንደ ነውር ቢታየም ብዙ ሰዎች ግን እንደ ብርቅዬ ይበሉታል። ገንፎ እያገፉና ይብሉ ይወዱታል።

ሹሩባ በ ኢትዮጵያ በጣም በክብር የሚሰሩት የጸጉር አሠራር ሲሆን፤ ይህ ሹሩባ ለብዙ ሰዎች ውበትን የሚጨምር የፀጉር አሠራር ነው። ሹሩባ መሰራት በጣም ደስ ይላል።

ቡፌ:-ቡፌ በኢትዮጵያ በብዙ ቤቶች ወስጥ በከተማ አካባቢ ላይ በአብዛኛው የሚገኝ የእቃ ማስቀመጫ ወይም የእቃ መደርደሪያ በስነ-ስርዓት በዘመናዊ መልኩ ተዘጋጅቶ እቃችንን የምናስቀምጥበት

በረሀማ አካባቢ ። ፍርሀትን እና ጭንቀትን የሚያመጣ አካባቢ ሲሆን ሙቀቱ በጣም የሚደብር እና የሚያስጠላ ሙቀት ያለበት አካባቢ ሲሆን ይህ አካባቢ ለሰው ልጆች ተመራጭነት አይድለም ብዙውን ሰአት ።

ታንኳ:-ታንኳ በባህላዊ መንገድ የምትሰራ ለመጓጓዣነት የምታስፈራ እና በጭንቀት ውስጥ የምትሆን መጓጓዣ ናት። እንግዲህ ይቺ መጓጓዣ በጣም ብዙ ሰዎች ይፈሯታል ለምሳሌ እንደ እኔ አይነቱ ይቺን መጓጓዣ አይወጣባትም።

ኮምፒዩተር ከኤሌክትሮኒክስ ዕቃዎች ውስጥ የመጀመሪያው እና ለሰው ልጅ በጣም አገልግሎት ላይ የዋለ የኤሌክትሮኒክ እቃ ነው ።እንግዲህ ኮምፒውተር ብዙ መረጃዎችን ከኢንተርኔት ጋር አገናኝተን ብዙ አለምን በአንድ ላይ የምናይበት የኤሌክትሮኒክስ ዕቃ ነው ።እንግዲህ ኮምፒውተር ይጠቅመናል በጣም።

ሽሮ ሽሮ በ ኢትዮጵያ ብዙ ሰው ደስ ብሎት እና ወዶት የሚበላው ምግብ ነው:: እንግዲህ ሽሮ ስንበላ ብዙ ደስ ሚሉ ነገሮች አሉ:: እንግዲህ ሽሮ ሌ ኢትዮጵያ ሕዝብ ቆንጆ መብል ነው::

ኮረብታማና ድንጋማ አካባቢ ፦ ኮረብታማ እና ድንጋያማ አካባቢ ለመኖር ከሚያስፈራሩ አካባቢዎች አንዱ ሲሆን የማይመቹና ጉባጣ እና ጎርባጣ ፣ ድንጋይ የበዛባቸው ቦታዎች ናቸው ። እነዚህ ቦታዎች ብስጭትን እና ስሜትን የሚገልጹ

የቡና ንግድ የቡና ንግድ ብዙ ጊዜ የኢትዮጵያን ህዝብ ሀብታም ያደረገ እና በተለይ በኦሮሚያ ክልል ያሉ ሰዎችን ሀብታም አድርጓቸዋል። በአማራ ክልልም አሁን ላይ እየተሰራበት ያለ የንግድ አይነት ነው። እንግዲህ የቡና ንግድ ለአማራ ክልል በአሁኑ ሰአት ያስፈልገዋል።

ሽፍን ጫማ ሽፍን ጫማዎች ለሰው ልጅ አለባበስ ምቹ የሆነና ብርድና ጠጠር ምናምን የማያስነኩ እንቅፋት የማያስመቱ ጫማዎች ናቸው። እኒህ ጫማዎች እንግዲህ የሚያስደንቁና ብዙ ነገሮችን መከላከል የሚያስችሉ ጫማዎች ናቸው። እነዚህን ጫማዎች ስንለብስ በጣም ደስታ ይሰማናል።

አርዲቦ አርዲቦ በደሴ አቅራቢያ የምትገኝ ምርጥ መዝናኛና መናፈሻ የሆነች ቦታ ናት። ይቺ ቦታ በጣም እንስ ያለችና እምር ያለች ቦታ ናት። አርዲቦ ሀይቅ የምትባለው ሀይቅ በጣም ለመዝናኛነት ከምትመረጥ ቦታዎች የመጀመርያዎቹና ቀዳሚዎች ተርታ ውስጥ ትገኛለች።

የቀሚስ ፋሽን እንግዲህ ይህ የልብስ ፋሽን ብዙ አማራጮችና ብዙ ዐይነቶች ያሉት ሲሆን ይህ የቀሚስ ፋሽን ብዙ ሰው እየተደሰተበትና እየለበሰው የሚገኝው ነው።

የጎንደር ቤተመንግስት በሚያስደንቅ የስነ-ሕንፃ ጥበብ የተሰራ ቤተመንግስት ነዉ። ይህ ቤተመንግስት እንግዲህ በጀግናዉ በአፄ ፋሲል የተሰራ የስነ-ሕንፃ ዉጤት ነዉ።

ሩጫ:- ሩጫ ለኢትዮጵያ ኩራት እና ብዙ ታሪክ ያለዉ የስፖርት አይነት ነዉ። ሩጫ በኢትዮጵያ በጣም የሚከበር እና ኢትዮጵያ ደግሞ በአለም ደረጃ ላይ የምትፈራበት እና የምትከበርበት የስፖርት አይነት ነዉ። ሩጫ ለኢትዮጵያ በጣም ቀላል ነዉ።